ምስሉ የሚያሳየው አንዲት ሴት አታክልት እየተከለች ወይም አረም እያርመች የሚያሳይ ሲሆን ፤ ልጅቱ ጥቁር ናት። እንዲሁም በዙሪያዋ አረንጓዴ ተክሎች ይታያሉ።

በምስሉ ላይ የምንመለከተው የባህላዊ ዘውግን የያዘ ትዕይንት እያሳዩ ያሉ ሰዎችን ነው፡፡ እንደሚታየው የጦር መሳሪያዎችን ይዘዋል ፣ የድሮ አባቶች የሚለብሱትን ልብስ ለብሰው ይታያሉ፡፡

በመስሉ ላይ የምንመለከተዉ የመስኖ እርሻ እሚመስልነገር ነዉ። እንደሚታየዉ መሀል መሀል ላይ ዉኃ አለ። ከዛ ደግሞ አትክልቶች ተተክለዋል ማለት ነዉ። ተክሎች ተተክለዋል መሀል ላይ፤

ይሄ በምስሉ ላይ የምናየው ውበት መጠበቂያ ቦታ ላይ ሄደው ሴቶች ቂቤ እየተቀቡ ፣ ፊታቸውን የተለያዩ የፊት ማስዋቢያ ነገሮችን እየተቀቡ ያሉበት ነው እንግዲ የቆመች ሴትዮ አለች የምትቀባት፡፡

በምስሉ ላይ የምንመለከተው በጣም ትላልቅ ፏፏቴዎች ያሉበት ቦታ ነው። አረንጓኤ አካባቢ ነው እንደሚታየው ፤ ጉምም ይታያል ፣ በጣም ወሃው ደሞ ፏፏቴ በሚመስል መልኩ እየወረደ ይታያል።

በምስሉ ላይ የመንመለከተው የእቃ መደርደሪያ ኪችን ካቢኔት የሚባለው የተለያዩ ስራዎችን ለመስራት የሚያገለግለው የሚታየው ቢጫ ቀለም አለው በመብራቱ ምክንያት።

ይሄ በምስሉ ላይ የምናየው ቤተ ክርስቲያን ውስጥ የተነሳ ምስል ሲሆን ሴቶች የአምልኮ ስነ ስርአት እያካሄዱ ነው። መዝሙር እየዘመሩ ይመስላሉ።

በስምሉ ላይ የምንመለከተው ባቡር ነው። ሰማያዊ እና ነጭ ቀለም እና ቀይ ቀለም ያለው ባቡር ነው የሚታየው ፤ 2099 የሚል ቁጥር ተጽፎበታል ፤ እንዲህ አካባቢው ሲታይ ቤቶችም ምንም የለም።

በምስሉ ላይ የምንመለከተው አንድ ማሲንቆ እየመታ ያለ ሰው ነው። እንደሚታየው ረጅም ጸጉር ያለው ፣ ሰው ሸሚዝ ለብሶ ማሲንቆ እየመታ ነው ፤ ከኋላው መብራት አለ።

በምስል ላይ የምንመለከተው ወጣቶች የአጣውላ ስራ እየሰሩ ነው እንደሚታየው ብዙ መሣሪያዎችን ይዘው አንዱ ደግሞ ኤርፎን አድርጎ ስራቸውን እየሰሩ ነው ስራቸውን እየሰሩ ነው ።

በምስሉ ላይ የምናየዉ በጣም ያማረ ቦታ አረንጓዴ ሳር እንደገና ደግሞ ወንበሮቹ በነጭ የተዋቡ ላይ ደሞ እንኳን ወደ ማክዳ የሽምግልና ቦታ

በምስሉ ላይ ብዙ ሰወች ተቀምተው እና ወታደሮች ቆመው የሚታይ ሲሆን የተቀመጡት ሰወች ስደተኞች ይመስላሉ።

ይህ በምስሉ ላይ የምናየው የአጼ ቴዎድሮስ ሃውልት ሲሆን፤ ጎንደር ከቴሌኮም አካባቢ የሚገኝ ነው። በ አረንጓዴ ፣ ቢጫና ቀይ ቀለም አጊጦ ይታያል።

አሁን በምስሉ ላይ ያየነው ያለነው የጭነት መርከብ በሚመስል ኮንቲነሮችን ይዟል! አረንጓዴ ፡ቀይና ቢጫ ቀለሞች ይዞ ባህር ላይ ያለ ነው።

በምስሉ ላይ የምንመለከተው አንዲት ሴት የጥበብ ልብስ ለብሳ፣ ጸጉሩዋንም ተሰርታለች፣ ሜካፕም አድርጋለች፣ ቀለበትም አስራ ትታያለች ማለት ነው።

በምስሉ ላይ የምንመለከተው የኦቾሎኒ ምስል ሲሆን፤ ገና ያልተፈለፈለ እሸት ነው።

በምስሉ ላይ እንደምንመለከተው ብዛት ያላቸው የተደረደሩ ሲሚንቶዎችን ሲሆን ፤ ኬሻው ነጻ ያለ ቀለም አለው።

በምስሉ ላይ የምንመለከተው የላሊበላ አቢያተክርስቲያን ምስል ሲሆን ፤ አጠገቡ ሰዎች ተሰብስበዉ ይታያሉ፣ ትልቅየ የመስቀል ቅርጽ ያለዉ ምስል እንደሆነ ማየት እንችላለን። አጠገቡም በዛፎች የተከበበ ነዉ።

በምስሉ ላይ የምንመለከተው እየተመረቁ ያሉ ሰዎችን ነው። በታም ብዙ ሰዎች ይታያሉ። ቀይና ጥቁር የለበሱ ናቸው ከፊት ለፊት የተቀመጡት ተመራቂዎች ። ህጻናቶችም ይታያሉ ነጭ ለብሰው።

በምስሉ ላይ የምንመለከተው የፈተና መልስ መስጫ ወረቀት ላይ መልስ እያስቀመጠ ያለ ሰው አለ ፤ እንደምታዩት በእርሳስ እያጠቆረ ይገኛል።

በምስሉ ላይ የምንመለከተው ሁለት ፈረሶች ቆመው ይታያሉ ከዛፍ ስር ታስረው ፤ አውሮፕላን የሚመስል ነገር ደግሞ ወደዛ ፊትለፊት ተቀምጦ ይትያል ፤ ሰዎችም ይታያሉ በስተግራ በኩል።

በምስሉ ላይ የምንመለከታት የድመት ምስል ስትሆን ፤ መጠኗ በጣም ትልቅ ያልሆነችና መካከለኛ መጠን ያላት ናት። እንዲሁም በቀይ፣ በጥቁርና በነጭ ቀለሞች የተዝገረገረች ናት።

በምስሉ ላይ የምንመለከተው ባህርዳር ውስጥ እየተካሄደ ያለን የኮሪደር ልማት የሚሰራ አስፓልት ነው። ሳይክል መሄጃ በሚመስል ሁኔታ የሚሰራን አስፓልት ነው እያየን ያለንው።

የባልትና መሸጫ ማዕከል ይመስላል ።በርበሬዋች፣ ሽሮ እና ነጭ ቡላ የሚመስል ነገር ይታያል ።

ይሄ ምስሉ ላይ የምናየው ሴቶች ናቸው ፤ ስፖርት ሰርተው ደክሟቸው እያረፉ ይመስላሉ ፤ የዮጋ እንትን ይዘዋል፣ ካርዲዎ እየሰሩ ያሉ ይመስላሉ ፣ ጅም ቤት እንዳሉም ወይም ስፖርት ቤት ይለያል።

በምስሉ ላይ የምናየው ወደ ስምንት የሚደርሱ ሴቶች በውሃ ዉስጥ ያለ አረንጓዴ ሳር እያጨዱ እንደሆነ ያሳያል።

ይሔኛዉ የመለያ የሚመስል ምስል ነዉ። ኢሬቴድ ይላል። እንግዲህ የኢትዮጵያ ሬዲዮና ቴሌቪዥን ድርጅት ለማለት ይመስላል። ያዉ እንደሚታየዉ ቀይ ፣ ሰማያዊ ፣ ነጭ ከለር የያዘ ነዉ።

በምስሉ ላይ የምንመለከተው የውሃ ፏፏቴ ነው። በጣም ትልቅ የውሃ ፏፏቴ እየተመለከትን ነው ። አካባቢው አረንጓዴ ሆኖ በጣም ትልቅ የውሃ ፏፏቴ ይታያል ።

ይህ ምስሉ ላይ የምንመለከተው ድስት የሚመስል ነገር ነው ሰሃን ይባላል ለ ምግብ ማስቀመጫ ወይም ማብሰያነት ምንጠቀመው ነው የብረት ሰሃኖች ናቸው ።

በምስሉ ላይ እያየናት ያለናት ወፍ ናት። አረንጓደ ፣ ቀይ፣ ቢጫ ፣ ነጭ የተለያየ ቀለም ያላት ወፍ ናት። ያው እንዲ ዛፍ ላይ ቆማ ነው ያለችው።

ምስሉ ላይ የምናየው የነጭ ሽንኩርት ተክል ነው። ጫፉ ነጭ ነው በላይ በኩል አረንጓዴ የሆነ ነው።

ይህ የቤት እቃዎች ወይም የቢሮ እቃዎች ሊሆኑ ይችላሉ የጣውላ ስራወች ሲሆኑ፤ ወንበር ፣ ጠረንጴዛ እንዲሁም የእቃ ማስቀመጫዎች ይገኛሉ።

እነዚህ ደሞ ህጻናቶች ናቸው። 3 ህጻናቶች አሉ። አረንጓዴ ለብስዋል አንዱ ፣ አንደኛው ቢጫ ፣ አንደኛው ቀይ የኢትዮጵያን ባንዲራ በሚወክል በሚመስል ነገር አረንጓዴ፣ ቢጫ፣ ቀይ ለብሰው ቆመዋል ህጻናቶች።

ይኼኛው አዲስአበባ ውስጥ ያለ የመኖርያ ቤቶችን የሚያሳይ ነው። አጠገቡ ባሶችም አሉ። ሰማዩ በደንብ ይታያል ሰማያዊ ነው። አረንጓዴ ነገሮችም አሉ። እዛ አካባቢ ፊትለፊት ያሉት በቆርቆሮ ታጥረዋል። እንደሚታየው!

በምስሉ ላይ የምንመለከተው ወደ ሰባት የሚደርሱ ሴቶች ግማሾቹ ቡና እያፈሉ ሲሆን የሚቀዱም አሉ፤ የቆሙም አሉ።

ይህ ፊትለፊታችን የምናየው ምስል የመለያ ወይም ደሞ ባንዲራ ሲሆን የአማራ ሚዲያ ኮርፖሬሽን አርማ ነው። አማራ ቲቪ በመባል የሚታወቅ ነው።

በምስሉ ላይ ህጻን ልጅ ነው የሚታየው ። እንደሚታየው ጸጉሩ አንድ ላይ ክምር ያለ ፀጉር ቁርጥ ተቆርጧል ። ላይኛው ብቻ ያለው ጎኑና በኋላ በኩል ያለው የተላጨ የሚመስል የጸጉር ቁርጥ ነው።

በምስሉ ላይ የምንመለከተው የቲማቲም ተክል ያለበትን አካባቢ ነው። እንደሚታየው ብዙ ቲማቲም ተክሎች አሉ። ቀይ ሆነዋል ፊትለፊታችን የሚታዩት አብዛኞቹ ፤ አረንጓዴም የሆኑ አሉ። አካባቢው በጣም አረንጓዴ ነው።

በምስሉ ላይ የምንመልከተው ሁለት የተለያዩ ነገሮችን የሚፈቱ ካቻቢቴዎችን ነው። እንደሚታየው መያዣ አለው ፤ ብረት በኩልም አለው። ጥቁር እና ቀይ ቀለም ነው ያላቸው።

በምስሉ ላይ የምናየው የምግብ መብያ ጠረጴዛን ይመስላል። የቤተሰብ መብያ ጠረጴዛን ይመስላል። ተሰብስበን አንድ ላይ ምንበላበት።

በምስሉ ላይ የምንመለከተው የካሮት ምስል ሲሆን እንደምታዩት ቢጫ ነው። ብዙ ካሮቶች አሉ። እዚኛውም የተተከሉ አሉ ።በስተቀኝ በኩል

ይህ የሚያሳየው ጸሃይ ስትገባ የሚያሳይ ምስል ነው። በታች በኩል ጥቁር ነገር የሚታይ ሲሆን በላይ በኩል ደመናና ጸሃይ ቢጫ ሆና ትታያለች በግራ በኩል ደግሞ ዛፎች ይታያሉ።

በምስሉ ላይ የምንመለከተው ኢትዮጵያዊ የፊልም ተዋናይ ጅም እየሰራ ነው። ክብደቶችም ይዙዋል እንደሚታየው ልጅ ቀይ ነው፣ የለበሰዉ ልብስም ወደ ነጭ ሚያጋድል ነው።

በምስሉ ላይ የምንመለከተዉ ትልቅ ህንጻ ፤ የኢትዮጵያ ኤሌክትሪክ ቢሮ፣ ትልቅ ይህጻ ፕላኑ ነው መኪናዎች አሉ ፣ አረንጓዴ ነገር አለ።

በምስሉ ላይ የምንመለከተው የኢትዮጵያ ቡናና ሻይ ልማት ግብይት ባለስልጣን አርማ ሲሆን ፤ እንደሚታየው ቡኒኝ፣ ነጭ እና አረንጓዴ ጥቁር ቀለሞችን ተጠቅመዋል ፤ እንደሚታየው ቡና እየተቀዳም አለው አርማዉ ፤ የኢትዮጵያ ካርታም አለ።

አሁን ምስሉ ላይ የምናያት የወፍ ዝርያ ናት ፤ ጉጉት በመባል ትታወቃለች ፤ በረዶማ አከባቢ እንዳለች ይለያል ፤ ምሽት ላይ የተነሳ ፎቶ ነው ፤ ነጭ እና ጥቁር ቀለማቶች አላት።

በምስሉ ላይ የምንመለከተዉ አንዲት ሴት ፀጉሯን ተሰርታ ነዉ። ልብ ቅርፅ መልክ በሚመስል ሹሩባ ተሰርታለች ፀጉሯን። እንደምናየዉ ጥቁር ነዉ ፀጉሯ

ይሄ በፊት ለፊት የምናየዉ ስብሰባ የተሰበሰቡ ሰዎችን ነዉ። ፅሁፍ እየፃፉ ያሉ ሰዎች ሴቶች ይታያሉ። ዉኃ አለ ጠረጴዛዎች ላይ ተቀምጠዉ፤

በምስሉ ላይ የምንመለከተዉ ሴቶች አትክልት እየተከሉ ያሉበት ምስል ነዉ። እንደሚታየዉ መቆፈሪያም ይዘዉ በእጃቸዉም እየተከሉ ነዉ ያሉት መኮትኮቻ ይዘዋል። አረንጓዴ የሆነ አካባቢ ላይ ነዉ ያሉት።

በምስሉ ላይ የምንመለከተው በጣም በመብራት ያሸበረቀ አከባቢን ነው ፤ በጣም ብዙ ህንጻዎች ይታያሉ ፤ ዉሃዎችም ይታያሉ እንደዉም መዋኛ ገንዳ የሚመስሉ ፤ አረንጓዴ አከባቢዎችም ይታያሉ በጣም ላይት ያለበት ነው።

ይሄኛው ደሞ ምስል የሚያሳየው የነጭ ሽንኩርት ጫፉ ተቆርጦ ቅጠሉ ነው። ወደላይ አካባቢ አረንጓዴ ነው በታችኛው በኩል ደግሞ ነጭ ሆኖ ይታያል።

በምስሉ ላይ የምንመለከተው የባህር ዳር የእግርኳስ መጫዎቻ ሜዳን ነው ፤ አጠገቡ አረንጓዴ ሳሮች አሉ። ገና ያልተጨረሰ ቢሆንም እስታዲየሙ በታም ያምራል።

በምስሉ ላይ እያየንው ያለንው ከተማ አካባቢ የተነሳ ምስል ይመስላል። በጣም ትላልቅ ህንጻዎች ይታያሉ። እንደሚታየው በጣም ረጃጅም ህንጻዎች ናቸው። የገበያ አካባቢም ይመስላል። ታክሲዎችም አሉ።

በምስሉ ላይ የምንመለከተው የህግ ባለሙያ አካል ይመስላል፤ ከበስተጀርባ የአፌደራል ፖሊስ የሚል አርማ ይታያል፤ የጠቅላይ ሚኒስቴሩ እና የፕሬዚደንቷ ምስል ይታያል በስተቀኚና በስተግራ በኩል።

በምስሉ ላይ እንደምንመለከተው በሆስፒታል ውስጥ የተነሳ ምስል ነው። የታመመ ሰው ይታያል፤ የመከላከያ ልብስ ለብሰዋል የተላላፊ በሽታን እያከሙ ይመስላል።

ይሄ ምስሉ ላይ የምናየው የሳይክል ውድድር ይመስላል። ብዙ ሰዎች አሉ ሳይክል እየጋለቡ። ማሊያዎችንም አድርገዋል ፤ ውድድር ይመስላል።

ይህኛዉ ምስል የሚያሳየው የመሰረታዊ አገልግሎቶችን የአስፋልት ወይም መንገድ ገና እየተሰራ ነው ፤ በጣም ተራራማ ቦታ ይታያል፣ እንደገና አረንጓዴ ነገሮች ወደጫፍ በኩል ይታያሉ፣ ስለዚህ በጣም አፈር የተሞላበት አከባቢ እንደሆነ ያሳያል።

በምስሉ ላይ የምንመለከተው ገንፎ የሚመስል ነገር አለ ከላይ ጨው ተደርጎበታል። እንጀራ ላይ ነው የተቀመጠው ።

በምስሉ ላይ የምንመለከተው የሸክላ ጥብስና የተለያዩ ምግቦችን ነው ።በስተግራ በኩል የሸክላ ጥብስ አለ ። ጥቁር የሆነ ሸክላ ነው የተያዘበት ቃሪያም አለው ፤ቲማቲም አለው ።

ይህ የምናየው በራድ ነው። ቡና እየተፈላበት ይመስላል ። ታች ላይ ቡታጋዝ አለ ።

በምስሉ ላይ የምንመለከተው የተደረድሩ እንቁላሎችን ምስል ነው። ብዙ እንቁላሎች አሉ እንደሚታየው። በተለያየ ቀለም መያዣዎች ተደርገው ተደረድረዋል።

ይህ ምስሉ ላይ የምናየው ሰዎች ወይም ሕጻናት ተሰብስበው አትክልት እየተከሉ ያሉ ይመስላሉ ፤ ወይም ደሞ የመትከል ስራ እየሰሩ ያሉ ይመስላሉ ፤ እዚህ እንደምናየው አፈሩ ይታያል፣ ጋራ አለ፣ ሸንተረር አለ።

ይህ የስብሰባ ላይ የተነሳ ምስል ሊሆን ይችላል ።ሁለት ሰዎች አሉ፤ አንዱ ንግግር እያደረገ ነው ።ጀርባቸው ላይ ስለ ምግብ ዋስትና ፕሮግራም የሚገልፅ ባነር ተለጥፏል።

በምስሉ ላይ የምንመለከተው የሳይንስና የቴክኖሎጂ ሚኒስቴር አርማ ነው እንደሚታየው አረንጓዴ ፣ ነጭ ፣ ቢጫ እና የተለያዩ ቀለማቶች አሉበት።

በምስሉ ላይ የምንመለከተው እንግዲህ ሴቶች ልብስ እየሰፋ ነው እንደሚታየው በጣም ብዙዎች ሴቶች አሉ። ልብስ በመስፋት ላይ ናቸው እንደሚታየው ተደራጅተው ይመስላል።

ይሄ የኢትዮጵያ የአየር መንገድ አውሮፕላን አለ። ጀርባቸው ላይ የአየር መንገዱ ሰራቶኞች ይመልስላሉ። እንዲሁም ፓይለቶችን እና አስተናጋጆች ይመስላሉ።

በምስሉ ላይ የምንመለከተው አንድ ወጣት እንግዲህ የፈጠራ ስራ ብሎ የሰራው ይመስላል። አውሮፕላን ትንሽዬ አውሮፕላን የምትመስል ነገር ላይ ተደግፎ ነው። የሚታየው ኢ ደብሊዉ 13 ትላለች ጽሑፏ።

አሁን በምስሉ ላይ እያየንው ያለንው የትምህርት ቤት ክፍሎች ናቸው። የመማሪያ ክፍሎች አካባቢው አረንጓዴ ነው እንደሚታየው በቢጫ ቀለም የተቀቡ የመማሪያ ክፍሎች ናቸው።

ይሄኛው የመኖርያ ቤት ምስል ነው ።እንደሚታዬው ወንበሮች አሉ ከጣውላ የተሰሩ ከፈርኒቸር የመጡም አሉ አጠገብ ላይ። ሌላ ክፍልም ይታያል በዚህ በኩል። ቀይ መስኮት ይታያል መዝጊያው ቀይ የሆነ።

በምስሉ ላይ የምንመለከተው ብዙ ሰዎች ተሰብስበው ዉሃ እየቀዱ ነው። እንደሚታየው የቦኖ ውሃ ነው። ነጭ፣ ሰማያዊና ቢጫ ጀሪካኖች ይዘው ሴቶችም፣ ህፃናቶችም ወንዶችም እየቀዱ ነው።

ይህ የምናየው ምግብ ሚሰራን ሰው ይመስላል። ጁስ እና ሳምቡሳ እንዲሁም የተለያዩ በአትክልት የተሰሩ በፍራፍሬ የተሰሩ ምግቦች ይታያሉ

ምስሉ ላይ የምናየው ሳክስፎን በመባል የሚታወቅ የሙዚቃ መሳሪያ ምስል ነው። ቢጫ ከለር አለው። መምቻው አካባቢ ደግሞ ጥሩ ነው። አረንጓዴ ባክግራውንድ አለው።

አሁን ምስሉ ላይ የምንመለከተው የምግብ አይነት ሲሆን ባህላዊ ምግብ ነው። እንጀራ አለ መሃል ላይ ደግሞ ቀይ ወጥ የተሰሩ፤ ከስጋ የተሰሩ ምግቦች አሉ። ከጎንም ቆጮ የሚመስል ነገር አለ።

በምስሉል አይ የምንመለከተው የፋሲል ግንብን የሚመስል ቅርጽ ያለው የግንብ ምስል ነው። እንደሚታይው አካባቢው ላይ ሌሎች ቤቶች የሉም እሱ ብቻ ነው ያለው። አረንጓዴ የሚመስል አትክልቶችም አሉ።

በምስሉ የምንመለከተው ትልቅ ባህር ውስጥ በታንኳ የሚቀዝፉ ሰዎች ይታያሉ። በጣም የሚያምር ቀስተደመና አለ ሰማይ ላይ ጉም አለው ትንሽ ጨለማ ያለ ይመስላል ባህሩ ሲታይ

የምንመለከትው ምስል ጥፍር ቀለሞች አሉ። የተለያዩ ከለሮች በጎን በኩል በስተግራ አረንጓዴ አለ መሃል ደግሞ ሐምራዊ ምስል ቀለማ አለ ከዛ ጎን ፒንክ አለ በስተቀኝ እኩል

በምስሉ ላይ የምንመለከተው የጸደይ ባንክ ባንዲራ ወይም መለያቸው ነው። የሁሉም ባንክ መለያ የሚል ይታያል ታች ላይ። በቢጫ፣ አረንጓዴ እና ጥቁር ቀለማቶች ያሸበረቀ ነው።

ይህ በምስሉ ላይ የምንመለከተው የድጂታል አይ ድ ወይም ደግሞ የዲጂታል መታወቂያ እንደ ማስታወቂያ ነገር ነው። የፋይዳ ዲጂታል መታወቂያ ይላል።

በምስሉ ላይ እያየነው ያለነው የመጽሐፈ ከቨር ነው። ወይም የላይኛው ፓርት ሽፋኑ ፍካት ናፋቂዎች የግጥም መጽሐፍ ሽፋን ነው።

ይህ ምስሉ ላይ የምናየው ስደተኞች ባህር ላይ እየወደቁ ያሉ የመስላሉ በጣም ጀልባዋ የሞላች ጀልባ ይታያል። በጣም ብዙ ሰዎች አሉ። እና ስደተኞቹ እየወጡ እየዋኙ ነው።

ይሄ የምናዬው የኳስ መጫዎቻ ጫማ ነው። ታኬታ በመባል ይታወቃል እዚህ አካባቢ። ታቹ ጥርስ የሚመስሉ ነገሮች አሉት ጥቁር ነው ነጭ ማሰርያ አሉት። ነጭ ነጭ አጠገቡላይም አለ የተፃፈበትም ፅሁፍ

ይኸ በምስሉ ላይ እያየነው ያለነው የመናፈሻ ወይም መዝናኛ ነገር ይመስላል። በቡና መጠጫ ሊሆን ይችላል እንደሚታየው ጥቁር የሚመስሉ ከለሮች ያሉአቸው የሚያምሩ ወንበሮች አሉ። አካባቢውም ሰፈሩ ጥቁር አረንጓዴ የሞላበት ነው።

በምስሉ ላይ የምናያት ጉጉት የምትባል ወፍ ናት። እንደሚታየው ትንሽ ትመስላለች። አንገቷን አዙራለች ወደዚህ ሰውነቷ ወደዚያ ዙሮ ቢሆንም ያለው።

በምስሉ ላይ የምንመለከተው የአገሬ ወተት ማስታወቂያ ነው። እንግዲህ ወተትና የወተት ውጤቶች ከዚህ ይገኛሉ ብለው ስልካቸውን አስቀምጠው ይታያል። ሰማያዊ ነጭና አረንጓዴ የመሳስሉ ቀለማቶች ነው ጽሁፎቹ የተጻፉት

ይህኛው ምስል ጥሩነሽ ድባባ የምትባል ሯጭ ምስል ነው። እንግድህ በውድድር አሸንፋ የተነሳችው ምስል ነው። እና ደስታዋን እየገለጠች ነው።

በምስሉ ላይ የምንመለከተው የሆነች ሴት ወይም የሆነ ሰው በእጃቸው ሽንኩርት ይዘው ነው። ከጀርባም በጣም ብዙ የቀይ ሽንኩርት እንትኖች አሉ ፍሬዎች።

ይሄ በምስሉ ላይ እያየነው ያለነው ባህር ላይ ታንኳ እየቀዘፈ ያለ ሰውዬ ነው በታንኳ እየሄደ ያለ ሰው ነው። አረጓዴ የሆነ ደን ነገር ከጀርባው ይታያል።

በምስሉ ላይ የምንመለከተው እንግዲህ አረንጓዴ በሆነ ሳር ውስጥ ፈረስ ሳር እየጋጠ ይታያል። በጀርባው ደግሞ በጣም ጫካ የሆነ አካባቢ ይታያል።

በምስሉ ላይ የምንመለከተው የእርሻ ወይም ግብርና ስርአት እየተካሄደ ነው። እንደሚታየው በትራክተር እያረሰ ነው ሰውየው መሬቱን::

በምስሉ ላይ የምንመለከተው እንጀራ እየተጋገረ ነው። ብዙ ሰዎች አሉ እንጀራ እየጋገሩ። እንደሚታዬው እሳት አለው ምጣድ ላይ እያፈሰሰች ትገኛለች አንዲት እናት ፊት ለፊት ያለችው።

አሁን በምስሉ ላይ እየተመለከትን ያለው የምግብ አይነት ሲሆን እንጀራ አለ። ቲማቲም ቃሪያ እና የተለያዩ አትክልቶች አሉት። ምግብ ይታያል ፊት ለፊቷ ደግሞ የሆነች ሴት ተቀምጣ ስልክ እያወራች ትታያላች።

ይህ ምስሉ ላይ የምናየው መጽሐፍ ከበር ሲሆን ግብረ ገብ ትምህርት የአምስተኛ ክፍል መጽሐፍ የተማሪዎች መጽሀፍ ነው፣

ይህ ደግሞ ወተት ምርት ማሚ የሚባል የወተት ምርት ነው የሚታየው ፊትለፊት በቆርቆሮ ሳህን ሆኖ የተቀመጠ ነው ለህፃናቶች ይመስላል።

በምስሉ ላይ የምንመለከታት ኢትዮጵያዊ የፊልም አርቲስት ናት እንግዲህ ጸጉሯን በደንብ ተሰርታለች እንደሚታየው ደግሞ የነጠላ ነገር ለብሳለች። ወርቅ የአንገት ሀብልም አድርጋ ትታያለች።

ምስሉ ላይ የምንመለከተው በመኪናዎች የተጨናነቀ ከተማ ምስል ነው። እንደሚታየው ህንፃዎችም አሉ መኪናዎች ይበዛሉ። ሰዎችም አሉ። ገብያ አካባቢ ይመስላል።

ይሄ በምስሉ ላይ የምናየው ቢጫ አበባዎች ይታያሉ በብዛት ሁነው። አረንጓዴ ነው ስራቸው ላይ ያለው በጣም ትልቅ ሜዳ ነው። ሞልቷል ቢጫ አበባዎች የግብርና ማሳ ይመስላል።

በምስሉ ላይ የምንመለከተው ዜና ነው። የመስኖ ካናል ግንባታ የሚል ዜና ነው። እንደሚታየው ውሃ ይታያል። ድንጋዮችም አሉ አጠገቡ የምልክት ቋንቋ አስተርጓሚም ይታያል።

በምስሉ ላይ የምንመለከተው ገጠር ላይ የተነሳ የቤት ምስል ነው። አካባቢው እንደሚታየው ኮረብታማ እና አረንጓዴ ያለው ነው። በዚህ በኩል ሁለት ቤቶች ይታያሉ። ሰማያዊ ቆርቆሮ ያላቸው ከጭቃ የተሰሩ ናቸው ጎጆ ቤቶችም አሉ። ነጭ አፈር ይታያል።

ይህ ምስል የሚያሳየው የተምር ምርት ነው። ተምር ተሰብስቦ በእቃ ተደርጎ ይታያል። የሚያማምሩ ተምሮች ናቸው። ከለራቸው ቡንኝ ነገር ነው።

በምስሉ ላይ የምንመለከተው በአማራ ሚድያ ኮርፖሬሽን የተላለፈ ዜና ሲሆን ሰላማዊ ሰልፍ የወጡ ሰዎች እንግዲህ በተፈጠረ ችግር ምክንያት ድምፃቸውን እያሰሙ ይመስላሉ ዘረኝነትን ለማስቆም።

በምስሉ ላይ የምንመለከተው የዳቦ ምስል ነው። ዳቦው እንግዲህ እንደምናየው በጣም ወፈር ብሎ ላዩ ቀይ በሚመስል መልኩ የተበሰለ ነው። በውስጡ ደግሞ ነጭ ነው እንደሚታየው

እዚህ ምስሉ ላይ የምናየው የአካፋ ምስል ነው። እንደምናየው መያዣው ወደ ላይ በወርቃማ ከለር የተዋበ ሲሆን በታች ደግሞ ከለር ነው።

ይሄ ምስል ደግሞ የመጽሃፍ ላይኛው ሽፋን ይመስላል። ቦርጨቅ ይላል ጽሁፉ ላይ ያለው። ቀይ እና ሌሎች ሰማያዊ የሚመስሉ አረንጓዴም ቀለማቶች አሉት።

በምስሉ ላይ የምንመለከተው የመጽሐፍ መለያ ወይም ደግሞ የላይ ሽፋን ሲሆን መግባትና መውጣት ይላል። እንደሚታየው ምስሉ ላይ ቡና አለ ቡናው ደግሞ ወፍ ክንፍ በሚመስል ነገር እየተማሰለ ያለ ይመስላል።

አሁን በምስሉ ላይ እያየነው ያለንው ምግብ እና መጠጦችን ነው። በዚህኛው በኩል ስጋ ይታያል። በዚህኛው በኩል ደግሞ ሌሎች ምግቦች አሉ። በብርጭቆ የተደረገ ወይን አለ። በቦትል ውስጥ ያለ ማለት ነው።

በምስሉ ላይ የምንመለከታት አንዲት ሴት ስፌት እየሰፋች ነው። እንግዲ እንደሚታየው ብዙ እሚያማመሩ በስተግራ በኩል ሚያማመሩ ስፌቶችን እንደሚታየው በቀይ አረንጓደ በነጭ ቀለማቶች ያማሩ ናቸው።

በምስሉ ላይ የምናያት አንዲት ሴት ናት። ጸጉሯ አፍሮ ነው እንደሚታየው በጣም ትልቅዬ ጸጉር ነው ያላት። ባህላዊ ልብስ ለብሳለች ከውስጥ ውጭ ላይ ደግሞ እንደጃኬት ነገር ጂንስ ለብሳለች።

ይቺ ሴት በፋሽን ውድድር ላይ እያቀረበች ያለሽ ትመስላለች። የለበሰችው የሃይማኖታዊ ልብስ ነው። እንደሚታየው ሂል ያለው ወይም ከፍ ያለ ጫማ ለብሳለች።

በምስሉ ላይ እያየን ያለንው የላሊበላ ቤተክርስቲያን ሲሆን አጠገቡ ብዙ ሰዎች ይታያሉ። አካባቢውም ብዙ አትክልቶች ይታያሉ። የመስቀል ቅርጽ አለው። በጉድጓድ ነገር ውስጥ ያለ ነው።

ምስሉ የሚያሳየው የማር ምርት ከሎሚ ጋር ቀርቦ ማሩም በእቃ ሁኖ ይታያል። በማንኪያ ነገር እየተነሳ ይመስላል።

ይች ምስሉ ላይ የምንናያት የፋሲል ከነማ ማልያ የለበሰች አና አርማውን በዔጅዋ የያዘች ህፃን ልጅ ነች።

ለተለያዩ የእጅ ሥራዎችና ጥገናዎች የሚያስፈልጉ እንደ መዶሻና ስክራውድራይቨር ያሉ ነገሮች።

በምስሉ ላይ የምንመለከተው ኢትዮጵያን በደርግ ስነስርዓት ሲመራት የነበረው መንግስቱ ሀይለማርያም መሪ ነው እንግዲህ እንደሚታየው ከሌሎች ለሀገሮች የመጡ ሰዎችም ከጀርባ ይታያሉ።

በምስሉ ላይ የምናዬው የኢትዮጵያ ፌደራላዊ ዴሞክራሲያዊ ሪፐፕሊክ የውጭ ጉዳይ ሚኒስተር አርማ ነው። እንደሚታዬው በሰማያዊና ወርቃማ በሚመስል ቀለም የተፃፉ ፅሁፎች አሉት።

በምስሉ ላይ የምንመለከተው የአዲስ አበባ የመገናኛ ብዙሀን ኤጀንሲ አርማ ነው። እንደሚታየው በሰማያዊ ቢጫ ነጭና ጥቁር ቀለማቶች ያሸበረቀ የአርማ ነው።

በምስሉ ላይ የምንመለከተው አረንጓዴ የሆነ አከባቢ ላይ ያለ አፈር የያዘ ወደ ባህር የሚሄድ የሚመስል ተሻጋሪ ውሃን ነው እያየን ያለነው።

ይሄ በምስሉ ላይ የምናየው የትራፊክ አገልግሎት ወይም ደግሞ ሰውየው ከመኪናው ታርጋ እየተነሳበት ነው። በትራፊኮች አማካኝነት ሌሎችም ሰዎች እዚህ ህግ አስከባሪዎች ቁመዋል።

ይሄኛው ደሞ ብሉ ናይል ሆቴል ነው። የሆቴሉ ስም ነው ። ትልቅ ህንፃ ይታያል መኪናዎችም ውጭ ቁመዋል ሰዎችም አሉ። ሰማያዊ መስታወት ይታየኛል።

ምስሉ ላይ አሁን እየተመለከትን ያለነው የቫዮሊን መሳሪያ ሲሆን የሙዚቃ መጫዎቻ መሳሪያ ነው። ቀለም አለው ጥቁር ነው ጫፍ ጫፉ።

በምስሉ ላይ የምንመለከተው የአብን ወይም የአማራ ብሄራዊ ንቅናቄ መለያቸውን ነው እንደሚታየው ሁለት ወፎች ጀርባናጀርባ ሆነው ጋሻና ጦር ያለበት ምስል ነው።

በምስሉ ላይ የምንመለከተው የጨው መፍጫ ማሽን ነውእንደሚታየው አካባቢው ላይ ብዙ አይነት ማሽኖች እንዳሉ እያሳያል።

ይህ የምናየው ምስል እየታጠበች ያለች የሴት እግር ነው። የማጠቢያ ማሽን ይመስላል። ጥፍር ቀለም ተቀብታለች። ቀይ ሰው ትመስላለች።

በምስሉ ላይ የምንመለከታት ሴት ናት። ፀጉሯን እንግዲህ እንደሚታየዉ በቀጭኑ ተሰርታ ወደ ጫፍ ደግሞ በደንብ ለቃዋለች። የጆሮ ጌጧ ፣ የአንገት ሀብሏ እና የእጅ ቀለበቷ የወርቅ እንዲታይ፤

ይሄኛው ደግሞ የአፕል ፍሬ ሲሆን ዛፉም እንደሚታየው ብዙ አፕሎችን የያዘ ዛፍ ነው። አረጓዴ ቅጠሎች አሉት። ፍሬዎቹ ደግሞ አረጓዴም ቀይም የያዙ ናቸው። በደብ አልበሰሉም ግን ጣፋጭ ይመስላሉ።

በምስሉ ላይ የምንመለከተው በጣም የሚያምር መልከአምድር የሆነ ጣም ትልቅ ፏፏቴ ይታያል። እንግዲህ ከላይ የሚመጣ ውሀ አለ። እሱ በፏፏቴ መልክነት ወደታች እየወረደ ይታያል። አካባቢው ደሞ በጣም አረጓዴ እንደሆነ ይታያል።

በምስሉ ላይ የምናየው በማንኪያ የተደረገ ሎሚ ያለ ወይም ብርቱካን ሚመስል ነገር ነጭ ዱቄት ነገር ደግሞ አለ አጠገቡ እንግዲህ ብርቱካኑ በጣም ቢጫ ነው።

አሁን በምስሉ ላይ እያየነው ያለነው የአናነስ ምስል ነው እንደሚታየው አረንጓዴ ቅጠል መሰል ነገሮች አሉት አጠገቡ ቀላ ያለ ደግሞ ቀለም አለው የራሱ

በምስሉ ላይ የምንመለከተው እንግዲህ ሰዎች እየተፈተሹ ወደ ሆነ ቦታ እየገቡ እንደሆነ ያሳያል። መከላከያ ውትድሮች እየፈተሹ እንደሆነ ያሳያል። ሌሎች ሰዎች ደግሞ ለፍተሻ እየተባበሩ እንደሆነ ያሳያል።

በምስሉ ላይ የምንመለከተው የጋዜጣ ነው። የነጋሪት ጋዜጣ ምስል ነው በጣም የቆየ ነው በግዕዝ የተጻፉ ቁጥሮች ይታያሉ።

እዚህ በምስሉ ላይ የምናየው ሹሩባ የተሰራች ልጅ ናት። ትልቅ ፀጉር ያላት ጥቁር ሴት ናት። ጆሮ ጌጥም አላት ሀብልም አንገቷ ላይ ይታያል።

አንድ ጥሩ አርማ ተወዳዳሪ በሆነው የንግድ ዓለም ውስጥ ድርጅትዎን ከሌሎች ለመለየት ይረዳል እንዲሁም እምነትን ይገነባል።

ይህኛው ሱቅ ላይ የተነሳ ምስል ይመስላል ሚዛን አለ 3 ሰዎች አሉ አንድ አባት የሚመስል እናት እና ልጅ አሉ ።ጀርባቸው ደግሞ ዘይት እና ለስላሳ መጠጦች ይታያሉ።

አሁን ምስሉ ላይ እያየነው ያለነው የወይን አይነት ነው፤ የሚጠጣ ወይን ነው የመጠጥ አይነት ነው። ጉደር ወይን ይላል።

አሁን ምስሉ ላይ የምንመለከተው የመፀዳጃ ቤት እና የመታጠቢያ ቤት ምስል ነው። እና መስታወት አለ ሲንኮችም አሉ። ሽንት ቤትም አለ ውሀ ማፍሰሻም አለ።

በቅድመ-ጥንቃቄ ተደርገው በመደርደሪያ ላይ ተደርድረው ለገበያ የቀረቡ የተለያዩ የምግብ ዕቃዎች።

ምግብ ማህበራዊ መስተጋብርን የሚያጠናክርበት አጋጣሚ ሲሆን ሰዎች በጋራ በመመገብ ትስስራቸውን ያሳድጋሉ።

ይህ ምስል የሚያሳየው የጋራ መኖሪያ ቤቶችን ወይም ሪል ስቴት የሚያሳይ ቅርፅ ወይም ፕላን ነው ።የሚታየዉ ገና የታሰበው ነገር ነው ።ሰዎችም አሉ ፣ዛፎችም ይታያሉ አረንጓዴ አካባቢ ነው ።

ይሄ የምናየው በተለያዩ ቀለሞች የተሰሩ ሰፌድ ወይም ደግሞ ገጠር አካባቢ የሚኖር አብዛኛውን ጊዜ የተለመደ እነዚህ በክር እና ሳር ነገር በሚመስል የሚሰሩ ነገሮች ናቸው::

ይሄ በምስሉ ላይ የምናዬው የመስጅድ ውስጥ ሁነው የሀይማኖታዊ ስነስራት እያከበሩ ይመስላሉ። ገጠራማ አካባቢ ይመስላል። ብዙ ሰዎች ተሰብስበዋል ሽርጥ የለበሱ ሰዎች ይበዛሉ።

በምስሉ ላይ የምንመለከተው ከአማራ ሚዲያ ኮርፖሬሽን የተላለፈ ዜና ሲሆን አርእስተ ዜና ይላል እንደሚታየው ደግሞ የብልፅግና ፓርቲ አመራሮች ጉብኝት በሚል የተዘጋጀ ነው። ሰውየውን እንደምናየው የአማራ ክልል ርዕሰ መስተዳድር ነው።

በምስሉ ላይ የምንመለከተው የአውሮፕላን ምስል ይታያል። የአየር ማረፊ አካባቢ ይመስላል እንደሚታየው እውነተኛ ምስል አይደለም በኮምፕዩተር የተሰራ ምስል እንደሆነ ያስታውቃውቃል።

ማህበረሰብ የጋራ ችግሮችን ለመፍታት አባላቱን ያስተባብራል፤ ቤተሰብ ደግሞ በችግር ጊዜ የድጋፍ ምንጭ ይሆናል።

በምስሉ ላይ የምናየው በአማራ ሚድያ ኮረፖሬሽን የሚተላለፍ ዜና ነው። በጥር ወር ቅዱስ ጊዮርጊስ የሚባለውን ፕሮግራም እያሰራጩ ነው።

ምስሉ ላይ የምንመለከተው እንስሳት ነው ።ኒያላ የሚመስል እንስሳት ነው ።ሳር አለ አጠገቡ። ተራሮችም አሉ። ጫካ ውስጥ ነው ያለው።

በምስሉ ላይ የምንመለከተው ነብር የተባለ የዱር እንስሳት ሲሆን እንደሚታየው እራሱን አውጥቶ ተቀምጦ ይታያል። አይኑ በጣም አስፈሪ በሚመስል ሁኔታ እያየነው ይገኛል።

በምስሉ ላይ የምናየው እንግዲህ በረሃማ የሆነ አከባቢ ይመስላል። በጣም አረንጓዴ ነገር የለውም እንደሚታየው አከባቢው ወጣ ገባ ነው ወይም ተራራ ነው። ነገር ግን አረንጓዴ ነገር አይታይም ደርቋል።

በምስሉ ላይ የምንመለከተው ከሸክላ የተሰሩ ወጥ ማብሰያ ድስቶችን ነው። ጥቁር ናቸው እንደምናየው ነጭ ጥበብ ላይ ተቀምጠው እናያለን።

በምስሉ ላይ የምንመለከተው በአማራ ሚዲያ ኮርፖሬሽን የሚተላለፍ ሲሆን በእንግሊዝኛ እንደሆነ መመልከት እንችላለን። ሶስት ሰዎች ተቀምጠው እየጻፉ ኖት እየያዙ ይመስላሉ። ስለሰሴኩሪቲ ጉዳይ እያወሩ።

በምስሉ ላይ የምንመለከተው ትልቅ ሰወችን እግራቸውን እያጠቡ ያሉ ሴቶች አሉ ፣ ህጻናቶችም አሉ አበባ የያዙ ትልቆች ይታያሉ ። እግራቸውን እየታጠቡ ነው ።

በምስሉ ላይ የሚታየው የልደት በአልን ለማክበር የተዘጋጀ የማስጌጫ ቦታ ነው። ብዙ ፊኛዎች ይታያሉ። ሀፒ በርዝ ደይ የሚል ምስልም ይታያል በጽሑፍ የተጻፈ።

ምስሉ ላይ የምንመለከተው ብስኩት ሲሆን ፊንገር የሚል ነው ።ይህ ብስኩት የሱፐር ማርኬት እቃ ነው። እንደምናየው በወረቀት ነገር ታሽጓል። አንፀባራቊ በሆነ ላስቲክ የታሸገ ነው።

የጉዞ እቅድ አስቀድሞ ሊዘጋጅ ይችላል። ቱሪዝም የመስተንግዶ ኢንዱስትሪን ያካትታል። የስደት ውሳኔ ብዙውን ጊዜ ድንገተኛና አስቸጋሪ ነው።

በምስሉ ላይ የምናየው ትልቅዬ ከሙዚቃ መሳሪያ ቅርጽ ተመሳስሎ የተሰራ ቤት ሲሆን አንደኛው የጊታር ምልክት ያለው ሲሆን አንደኛው ትልቅዬ በጥቁር የተሰራው ደሞ የፒያኖ ምልክት አለው ።እንደሚታየው በጣም የሚያምር ቦታ ነው።

በምስሉ ላይ የምናየዉ የአዊ አካባቢን የባህላዊ ጭፈራን እየጨፈሩ ይመስላሉ። እንደሚታየዉ እንግዲህ እንጨቶችን ጦር የሚመስሉ እና ጋሻ የሚመስሉ ጡሩባም የያዙ አሉ። ጥላ ነገር የሚመስልም ከእንጨት የተሰራ የያዙ አሉ።

በምስሉ ላይ የምንመለከተው የአበባ ምስል ሲሆን ቀይ ቀለም ያለው እንደገና ደግሞ ነጭ ትንሽዬ አበቦች ያሉት አበባ ነው። አረንጓዴ ቅጠል አለው እንደሚታየው የሚያምር አበባ ነዉ።

በምስሉ ላይ የምንመለከተው የጽዳት መሳሪያ ወይም መጥረጊያ እና ቆሻሻ የሚይዝበት እቃ ነው።

ይሄ ፊትለፊት የሚታየው የሙዚቃ ሰውየ ይመስላል። እንደሚታየው ጥቁር ጸጉር አለው። ጺም ከከንፈሩ ዝቅ ብሎ ይታያል። ጥቁር ሸሚዝ ለብሷል።

ይሄ የአማራ ባንክ መለያ ነው። አማራ ባንክ አማራ ክልል ዉስጥ የተከፈተ የመጀመሪያ የግል ባንክ ነው። እና የነሱን ምልክት የሚያሳይ ነው በሰማያዊ ከለር እና በነጭ ከለር የተጻፈ ነው።

በምስሉ ላይ የምንመለከተው የባህላዊ ጭፈራ እየጨፈሩ ያሉ ሴቶችን ነው። እንደምናየው ከበሮ የያዘች ልጅ አለች። ልብሳቸው አለባበሳቸውም ነጭና በተለያዩ ቀለማቶች ያሸበረቁ ናቸው።

ይህ የሚታዬው ምስል ጎጆ ቤቶች ያሉበት አረጓዴ አካባቢ በሳር የተሰራ ጎጆ ቤቶች ነው ያሉት። ሰማዩም ሰማያዊ ሀኖ ይታያል።

በምስሉ ላይ የምንመለከተው የሩጫ ውድድር ይመስላል። የኢትዮጵያ ሯጮች ሁለት ይታያሉ ፤የኬንያ ሯጮች አንድ አለ። ቀነኒሳ በቀለ ይታያል

ምስሉ ላይ እያየን ያለነው የምግብ አይነቶች ተደርድረው ነው። በታች የኬክ አይነቶች ናቸው። ቀይ ቀለም ያላቸው አሉ ፣ ቢጫ አለ፣ ጥቁር አለ ፣እንደነጭም አለ

ምስሉ ላይ የምንመለከተው አንዲት ሴት ዶሮ እየበለተች ነው ።ነጭ ልብስ ለብሳለች፣ ከጀርባዋ ደግሞ ውሻ ይታየኛል። ሙገጫም ይታያል፣ ሳፋም አለ። ዶሮ እየበለተች ነው ።

ይህ ምስል የሚያሳዬው ስራ ላይ ያለ ሰው ነው። ኤችፒ የሚል ኮፒውተር ይዟል አጠገቡ ደግሞ ቡና መጠጫ የሚመስል ነገር አለ። ወረቀትና እስክርቢቶ ይዟል ሱፍ ለብሶ መነፀር ለብሶ ያሳያል።

እነዚህ ቆሻሻ አካባቢ ያለ ይመስላል ። ብዙ ሰዎች የተኙ ይታያሉ ። መሬት ላይ የሚተኙ ብዙ አሉ ማዳበርያ ላይ ወይም ኬሻ ላይ የተኙ አሉ ።

በምስሉ ላይ የምንመለከተው አረንጓዴ የሆኑ ሳሮች ነው ። ረጃጅም ሳሮች ይታያሉ ። በጣም ሜዳው በአረንጓዴ ሳሮች ሞልቷል እንደሚታየው ።

በምስሉ ላይ እየተመለከትነው ያለነው ከአማራ ሚዲያ ኮርፖሬሽን የሚተላለፍ ዜና ሲሆን ኢንቨስትመንት በአማራ ክልል ይላል። ምስሉ ላይ የምናዬውም የአማራ ክልል ዋና አስተዳዳሪና የምልክት ቋንቋ አስተርጓሚም ታች ላይ ትታያለች።

ይሄ ደግሞ የአማራ ብሔራዊ ክልላዊ መንግስት አስተዳዳሪ ሰው ምስል ነው ። እንደሚታየው ሱፍ ለብሶ ቀይ ካራባት ጥቁር ሱፍ በነጭ ሸሚዝ አድርጎ ሰዓትም አድርጎ ቢሮ ውስጥ የተነሳው ፎቶ ነው ።

ይሄኛው ምስል ደግሞ ባህርዳር ውስጥ የተነሳ ምስል ነው። ጣይቱ መናፈሻ ጣና ውስጥ ያለ ነው። ባህር ይታያል ላዩላይ። በቀኝ በኩል ደግሞ በቀይ መልክ የተጻፈ ጣይቱ መናፈሻ የሚል የኮካኮላ ማስታወቂያ የያዘ አለ።

ምስሉ ላይ የምናየው የምግብ ዓይነት ነው። ስ ጋ ጥሬ ስጋ በርበሬ እና ሌሎች አቃጣይ ነገሮች ተደርጎ ሊበላ የተዘጋጀ ስጋ ነው።

የተለያዩ ምግቦች አሉ ።እንጀራ፣ ቆጮ፣ ስጋዎችም አሉ። እንቁላል፣ እርጎ እና የተለያዩ ምግቦች አሉ ።

ይህኛው ደግሞ የግብርና ምስል ሲሆን ሰዎቹ እያረሱ ይመስላል ያሉት በዚህ በኩል እየቆፈሩ ነው በደንብ በዚህ በኩል ደግሞ የቆሙ ሰዎች ይታያሉ አፈሩ ቀይ ነው። እንደሚታየው ሳሮችም አሉት።

ይሄ መሳርያዎች ይታያሉ ገንዘብ ይታያል ቀለሀ አለ እና ህገወጥ የተያዘ ይመስላል።